የኮንዶሚኒየም ቤት የኮንዶሚኒየም ቤት ብዙ ሰዎች በህንፃ ላይ እንዲኖሩ ያደርጋቸዋል ።ነገር ግን ማህበራዊ ትስስሩን እጅግ እንዲቀንስ ያደርገዋል። ከባድ ሁኔታ ውስጥ ሰውን ለጭንቀት ይዳርጋል።

ሽለላ እና ቀረርቶ ሸለላ እና ቀረርቶ ጀግንነት እንዲኖረን የሚያደርግ ነው። ይህም አንድ ሰው ስራ ሰርቶ ሲመጣ ይሸላል። ቀረእቶን ያከናዉናል ይህም የሆን ክንዋኔ ነው።

ዳንቴል መሶበወርቃችንን ለማሳመር የሚንጠቀምበት ከእጅ ስፌት የሚሰራ ነው። ይህም ሁላችንም ደስ የሚል እይታ እንድናገኝ ያደርገናል ፤ ይህም በዚህም የተለያዩ ቀለማቶችን እናደርግበታለን።

የልብስ ማጠቢያ። የልብስ ማጠቢያ ማሽኖች። እነዚህ ማሽኖች ራችንን በቀላሉ ለማከናውን ይጠቅሙናል። የተለያዩ ትልቅ ልብሶችን በአጭር ጊዜ እንድናጥብ ይረዳናል። ይህ ጉልበታችንን ይቀንስልናል ልፋታችንንም ይቀንስልናል።

የኑግ ግብርና። ኑግን በተለያየ መንገድ በማምረት ኩታገጠም በሆነ ዘዴ በማምረት ከፍተኛ የሆነ ምርት የማግኘት ሂደት ነው። ይህም ከሱ ዘይት እናገኛለን።

ቁንዳላ:- ቁንዳላ ይህ የፀጉር አሰራር ሴት እህቶቻችን የሚያደርጉት ነዉ። ሲታይም እጀግ ዉብ ልዩ ማራኪ ሆነዉ እንዲታዩ ያደርጋል። ይህ የፀጉር አሰራር በኢትዮጵያ ታዋቂ ነዉ።

ሚሊሻ፦ ሚሊሻ በአካባቢያችን ያሉ ሰላም አስከባሪ ሀይሎች ናቸው። ሆኖም ግን በሚያሳዝን ሁኔታ የራሳቸውን ሰው ይደበድባሉ። ይመታሉ። ይህም እጅግ ከባድ ለሆነ የአካል ጉዳት ያስከትላል።

ይህ የአክሱም ፅዮን የንግስ በዓል ይህ በኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች ዘንድ እጅግ ልዩ አትክሮት ተሰጦት የሚከድ በህዳር 21 የሚካሄድ ነው ይህም እጅግ ተወዳጅ ነው::

ካሰች ሽሮ ቤት ካሴት ሽሮ ቤት ባህር ዳር የምትገኝ አነስ ያለች ነገር ግን ያለ ጥፍት ያለ ክሽን ያለ ምግብ የምናገኝበት ቦታና ናት ካሰች ምግብ ቤት በትሄዱ አንደኛው ትግረማላችሁ ትደነቃላችሁ።

መንገዶች እዚህ መንገዶች የተቀላጠፈ ጉዞ ለማግኘት ይጠቅሙናል። እንዲሁም ለክህምና በመኪና ስንሄድ በቀላሉ እንዲንደርስ ይጠቁሙና። መንገዶች ቀጥ ያሉና እጅግ ልዩ ትኩረትን የሚስቡ ናቸው።

የጤፍ ግብርና የጤፍ ግብርና በጣም ከፍ ያለ አይደለም:: እንዲሁም አንዳንድ ለምሳሌ በረዶ ዘንቦ ሊያበላሸው ይችላል:: በዚህም በዚያ አመት ገበሬው እንዲራብ ያደርጋል እና ከባድ የሆነ ሁኔታ ውስጥ ይከታል::

የአካባቢ ሳይንስ ትምህርት ይህ በአካባቢያችን ላይ ያሉ ጉዳዮች ማለትም ስለተፈጥሮ፣ ስለዛፎች ሊሆን ይችላል፤ ስለ እፅዋቶች ሊሆን ይችላል እንዲሁም ስለተለያዩ ጉዳዮች አጽኖት ሰጥቶ እጅግ በአማረና በተዋበ መልክ የሚቀርብ የትምህርት አይነት ነው።

ቡናን ተሰብስቦ ፣ አፍልቶ የመጠጣት ሂደት ፦ ይህ እንደ ባህል ያለና በአካባቢው የመተጋገዝን ሁኔታ የሚያዳብር ደስ የሚያሰኝ ነው ። ደስም ከማሰኘት ባሻገር መንፈስን የምናድስበት ነው ።

አስም ሲይዘን ከዛ አስማችን ለመላቀቅ ስንል የሀረግ ሬሳን በመቀቀል በምናሸትበት ይህ የህክምና አይነት አፍንጫችን የተደፈነው አፍንጫችን እንድከፈት ያደርጋል። ለዚህም ልዩ የሆነ እርካታን እናገኛለን።

የዶሮ ወጥ እጅግ! እጅግ! እጅን የሚያስቆረጥም! የኢትዮጵያን ባህላዊ ምግብ ነው። በአማራ ክልል እጅግ ተወዳጅ የሆነ የምግብ አይነት ነው።

የጎጃም ማበረሰብ የጎጃም ማህበረሰብ ጤፍ በማምረት የሚታወቅና ንፁህ ጤፍ እንጀራን ያስተዋወቀ የሚባለው ማህበረሰብ ነው:: ሁሉም የጎጃም ማበረሰብ ጤፍ ተመጋቢ ነው ::

ባህር ዛፍ፦ ባህር ዛፍ ለአፈር ለምነትን የሚጎዳ የእጽዋት አይነት ነው። ይህም እጅግ አፈሩ እንድጎዳ እና ሌሎች ተክሎች እንዳያድግበት ያርጋል። የዚህም አፈሩ እጅግ እጅግ ይጎዳል።

ዘመን ጋዜጣ ። ዘመን ጋዜጣ የተለያዩ አውዶችን እና ርእሰ ጉዳዮችን ይዞ የሚወጣ እና የህዝቡን ንቃተ ህሊና የሚያዳብር ጋዜጣ ነው ። ይህም የተለያዩ ክንውኖችን እንድንመለከትበት ስለሚያደርግ አስገራሚ አስገራሚ ጉዳዮችንም እናያለን ።

የጤና ትምህርት የጤና ትምህርት ጤናችንን እንድንጠብቅ የሚያስገድድና ከተለያዩ በሽታዎች የራሳችንን እንድንከላከል የሚያደርግ ነው ይህም በሁላችንም ዘንድ ትልቅ ጥቅም ያለው ነው ::

የሰሜን ተራሮች፡- የሰሜን ተራሮች ብሔራዊ ፓርክ እጅግ ቱሪዝም የበዛበትና ጎብኚዎች የሚያዩት ነው። አስደናቂ አስደናቂ የሆኑ ብርቅዬ እንስሳት የሚገኝበት ስፍራ ነው።

ጅብ ጉልበት ያለው እንስሳ ነው፤ ነገር ግን በማታ በጣም በጣም የሚያስፈራ እንስሳ ነው። እና ደግሞ የሰው ልጅ እንዲሁም ሥጋ በል እንስሳ ነው እና እጅግ አስፈሪ የሆነ እንስሳ ነው።

ሰሀን ሰሀን የተለያዬ ነገሮችን አድርገን ልንመገብበት እንችላለን ቆሎ ሊሆን ይችላል እንጀራም አርገን ልንመገብ እንችላለን ነገርግን ከቅርብ ጊዜ ወዲህ ሰሀኖች ጥራታቸው እያነሰ መጥተቶዋል ለዚህም በቀላሎ ሊበላሹ አድርጎዋል::

የስራ ማስታወቂያ የስራ ማስታወቂያ ሁላችንም ቸኩለን እና ለመቀጠር የምናየው እና የምንመለከተው ነው ።ይህንንም ተመልክተን ካየን በበኋላ ወደ ስራ ለመቀጠር የምናደርገውን ፉክክር የምንጀምርበት ነው። ይህም ለሁላችንም ጥሩ እድል ያመጣል።

መኪና። መኪና በየብስ ላይ መጓጓዣ ነው ።በፍጥነቱ ባይነቱ ልዩ የሆነ መጓጓዣ ነው ።ከአንድ ቦታ ወደሌላ ቦታ በቀላሉ ለመድረስ ይጠቅመናል። ይህም የራሱ የሆነ ፍጥነት አለው።

የፀጉር ፋሽን ከጊዜ ወደ ጊዜ የራሱ የተለየ አይነት ይዞ መጧል። ሆኖም ግን ልዩ ና በሚያሳዝን ሁኔታ የሀገራችንን ናህል ልንጥል እና የውጪ ፀጉር ፋሽኖችን እንድንከተል እያደረገ ነው።

ቲክ ቶክ ቲክ ቶክ በሚያሳዝን ሁኔታ ብዙ ሰዎችን ስራት ፈት እያደረገ የመጣ ማህበራዊ ሚዲያ ነው:: እና ሁሉም ሰው ራውን ትቶ እሱ ላይ በማየት ተደምጧል ይህም ስራ ውጤታማ እንዳይሆን አድርጓል ::

የጦር ውርወራ ፦ በአይነቱ ልዩ የሆነ ጦርን ከአንድ ቦታ እረጅም ርቀት የመወርወር ውድድር ነው ። ይህም በተመልካች ዘንድ የሚያጓጓ እና የሚያስደስት ነው ።

ፋሲካ፦ ፋሲካ ወይም ትንሳኤ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚከበር ልዩ የጌታችንና የመድሐኒታችን የኢየሱስ ክርስቶስ ታላቅ በኣል ነው። በዚህ በአል ሁሉም ሰው ተደስቶ የሚያከብረው በአል ነዉ።

የቡና ማሽን ፡-የቡና መፍጫ ማሽን ሁላችንም የምንጠቀምበት ነው። ይህም ምክንያቱም የጉልበት ሥራን ያቀለለ ነው ። በዚህም እናቶቻችንና ቡና የሚያፈሉ እህቶቻችን ሴቶች በጣም ደስ ይሰኛሉ።

የኦፓል ግብይት፦ የኦፓል ግብይት በኢትዮጵያ ከቅርብ ጊዜ ወድህ እጅግ ከፍ ባለ ሁኔታ እየተሸጠ እየተለወጠ የሚገኝ የማዕድን አይነት ሲሆን ይህም በዋናነት ከወሎ አካባቢ ይገኛል።

በልዩ ሁኔታ ቤታችንን የተማረ ፣ ያዋበ፣ የተዋበ እንዲሆን እንዲሁም የተለያዩ ደስ የሚል በአእምሯችን እንድናደርግ አበቦችን እንተክላለን። በአበቦችም ቤታችንን እናስጌጠዋለን።

ዋርካ ዋርካ ቅጠሉ ሰፋፊ የሆነና ትልቅ የሆነ እና ረጅም አመት የሚያስቆጥር የዕጽዋት አይነት ሲሆን፤ ይህም እጅግ እጅግ ልዩ እና አስገራሚ የሆነ ዕጽዋት ነው።

መጥበሻ ለተለያዩ ስጋ ሊሆን ይችላል ድንች ሊሆን ይችላል የምንጠብስበት ነው በዚህም በበዓላት ጊዜ የጣፈጠ ምግብን ለማዘጋጀት እንጠቀምበታለን።

መሶብ ወርቅ ፦ መሶብ ወርቅ በቤታችን ውስጥ የሚገኝ እጅግ ማራኪ የሆነ እቃ ነው ።ከሰበዝ ነው የሚሰራው ይህም ቤታችንን የተለያየ ጌጥ ይሰጠዋል ። በዚህም የተለያዩ ቀለማቶች አሉት ።

ንፁህ የውሃ መጠጥ አገልግሎት ይህ አገልግሎት በሁሉም ዘንድ ሊያገኘው የሚገባ ነው :: ይህንንም ባለማግኘት ብዙ የጤና ጉዳት ያስከትላል ከዚያም ውስጥ የተለያዩ በሽታዎች እና ለሞተም ይዳረጋል ::

ቁምሳጥን ቁምሳጥን ቁመቱ ረዘም ያለ ብዙ እቃዎችን የሚይዝልን የእቃ አይነት ነው ።ከነዛም ውስጥ ልብሳችንን ልናስቀምጥ እንችላለን የተለያዩ ነገሮችንም ልናስቀምጥበት እንችላለን እጅግ ብዙ ብዙ የበዛ አግልግሎት አለው።

የአንኮበር ቤተመንግስት፦ የአንኮበር ቤተመንግስት እጅግ ልዩ እና በንጉስ አፄ ሚኒሊክ የተሰራ ቤተመንግስት ነው ። ነገር ግን በሚያሳዝን ሁኔታ ከቅርብ ጊዜ ወዲህ ብዙ ጎብኝዎች እየሄዱ አይደለም ።

ምሳር ምሳር እንጨትን ለመቁረጫነት የምንጠቀመው መሳሪያችን ነው። ይህም በተለያዩ ጊዜያት የተለያዩ ጥቅሞችን ሰጥቶናል። እናም በቀላሉ ስለምናገኘው እጅግ እጅግ ያስገርመናል።

ኪቶ ጫማዎች ፡-ኪቶ ጫማዎች ክፍት የሆኑ ጫማዎች አይነቶች ናቸው ይህም የተለያዩ አገልግሎቶችን እናውላቸዋለን ኪቶ ጫማዎችን በቅናሽ ስለምናገኛቸው እጅግ በደስታ ስሜት እንሰራቸዋለን እናደርጋቸዋለን።

የጤና ጣቢያዎች ግንባታ የጤና ጣቢያዎች ግንባታ እዛ አካባቢ የሚኖርበት ሰው የተለያዩ ዋና አገልግሎቶችን እንዲያገኝ የሚያስችል ነው ።በተለይ በጤናው ዘር እንዲያገኝ የሚያደርግ ነው። ይህም እጅግ ለአካባቢው ጠቃሚ ነው።

ቁጥርጥር፦ ቁጥርጥር ሴቶች የሚሰሩት የጸጉር አይነት ነው። ይህም የተዋቡ እና በጣም ማራኪ ሁነው እንዲታዩ ያደርጋቸዋል። እና አስገራሚው መልክም ይጨምራል። ይህም በገጠሪቷ የሀገራችን ክፍሎች የተለመደ ነው።